ተፈጥሮ እና አካባቢ ። ተፈጥሮ የምንለው መልካ ምድሩ ጋር የሚገኙ ውሃው ድንገዩ እንስሳው እፅዋቱ ሲሆኑ አካባቢው ደግሞ መልካ ምድሩ እና እነዛን ነገር የያዘ አካባቢ እያልነን እንጠረዋለን ።

መሠረተ ልማት መሠረተ ልማት ማለት መንግስት ለህዝቡ እንዲጠቀምባቸው እንዲገለገልቸው ብሎ የሚያሟላቸው የልማት ዘርፎች ናቸው። ለምሳሌ መንገድ፣ ውሃ እናመብራት ይጠቀሱበታል።

ስራ:- ስራ ሲባል በሰዎች አንደበት የሚመጣዉ የተለያየ ነገር ሲሆን አንዳንዶች ስራን ድክመት ይሉታል። ምክንያቱም የሚያደክም ስለሆነ። ስራ የምንለዉ የጉልበት ስራም አለ። የጉልበት ስራ የሚያደክም ሲሆን ግን ገንዘብ ያስገኛል።

ጥበብና ባህል ጥበብ የምንለው የአንድ ሰው ተፈጥሮአዊ ብቃቱን የሚገልጽበት እውቀቱን የሚገልጽበት ልብስ ላይ ሊሆን ይችላል የተለያዩ ጌጣጌጦች ለይ ሲሆን ባህል የምንለው ደግሞ የአንድ ሰው ከወግ፣ ልምድ ማለት ነው።

የቤት እቃዎች የቤት እቃዎቸ ብዙ ሲሆኑ ከነዚያም መካከል ቡፌ፣ ሳሎን ፣ቴሌቭዥን አለ። ከዛ ውስጥ ለምሳሌ ስለ ቴሌቪዥን ልንገርህ ቴሌቭዥን ማለት ሰዎች የሚታዩበትና ሌሎችም ነገሮች ናቸው።

ከቤት እቃዎች መካከል አንዱ የሆነው የኤሌክትሪክ ምጣድ እንጀራ መጋገሪያ ሲሆን በኤሌክትሪክ የሚሰራ ነው።

አትክልትና ፍራፍሬዎች አትክልት የሀበሻ ጐመን የሀበሻ ጐመን አትክልት ሲሆን ፤ ለምግብነት የሚውል ቀጠሉ ተከታትፎ ለምግብነት የሚጠቀሙ ሲሆን ፤ ፍራፍሬ ደግሞ ማንጐ ወይም ሙዝ አለ። ሙዝ ተለይቶ የሚበላ ፍሬ ነው።

መዋቢያዎችና የውበት መጠበቂዎች የውበት መጠበቂያ ከምንላቸው ውስጥ ቅባት ሲሆን ቅባት የምንለው አብዛኛው ጊዜ ሰው ሊቀባው የሚችል ወይም ሊቀ የሚችል እግር ላይ የሚየለሰልስ ቅባት ነው።

ታዋቂ መሪዎችና አባቶች ታዋቂ መሪ አፄ ቴዎድሮስ ወይንም የቋራው ቴድሮስ፣ የቋራው ካሳ እየተባለ የሚጠራው የጎንደር ንጉስ ሲሆን አባቶች ደግሞ አባ ገብረኪዳን የቤተ ክርስቲያን አባት ነው።

ልዩ ልዩ መሰሪዎች ልዩ ልዩ መሰሪዎች ውስጥ አንዱ የጽህፈት መሳርያ ነው። የጽህፈት መሳሪያዎች የምንላቸው ደብተር እስክሪቶ ጠረቤዛ ሲሆን ደብተር መጽሐፊው ሲሆን እስክሪፕት ደግሞ ፀሐፊው ነው እነዚህ መሳሪያዎች ናቸው

እፅዋት እጽዋት የምንለው የአትክልት አይነቶች ሊሆኑ ይችላሉ። እናም ሌሎች ለምሳሌ የወይራ ዛፍ የወይራ ዛፍ እጽዋት እየተባለ ይጠራል። የወይራ ዛፍ ጥሩ ማዓዛ ያለው ጠንካራ የሆነ እንጨት ሲሆን በኢትዮጵያን አለ በደንብ ለብዙ ነገር የሚያገለግል እንጨት ነው።

ዜና ዜና የምንላቸው የተለያዩ አይነት ዜናወች ሲኖሩ ለምሳሌ ተፈጥሯዊ ዜና ተፈጥሯዊ ዜና ከተፈጥሯዊ ክስተቶች ጋር የሚገናኝ አዳድስ ነገሮችን ለማህበረሰቡ የሚያሳውቅ የማህበራዊ ሚዲያ አንዱ አይነት ነው።

ልዩ ልዩ መሣሪያዎች ልዩ ልዩ መሳሪያዎች ማለት ብዙ ነገሮችን ሲያጠቃልል ለምሳሌ ለመብያ የምንጠቀምባቸውን ለመጓጓዣ የምንጠቀምባቸውን መሳሪያዎች እና ስራ ለመስራት የምንጠቀምባቸውን ያጠቃልላል ::

ግብርና ግብርና ማለት ሰብሎችን እና ምርቶችን የምናመርትበት ዘዴ ሲሆን ድሮ ድሮ በመቆፈሪያ አሁን ደግሞ በከብትና በሞፈር ዘመን ሲል ደግሞ በትራክተር የሚካሄድ ይሆናል።

ዜና ዓለም አቀፍ ግንኙነቶችን በማጠናከርና የባህል ልውውጥን በማበረታታት ስለሌሎች አገሮችና ህዝቦች የተሻለ ግንዛቤ እንዲኖር ያደርጋል።

የሱፐር ማርኬት ምርቶች፤ የሱፐር ማርኬት ምርቶች ውስጥ አንደኛውና ታዋቂ በጣም ተወዳጁ ምርት የትኛው ነው? ቆሎ ነው ቆሎ ገብስ ቆሎ አለ። የ ገብስ ቆሎ በሰዎች የሚበላ የሚወደድ ለጨጓራ ፈውስ መድሃኒት የሆነ ቆሎ ነው።

መፅሀፍ፣ መፅሕት እና ጋዜጣዎች:- ጋዜጣዎች የምንለዉ አዳዲስ ነገሮች የተፃፉበት ስስ የሆነ ወረቀት ሲሆን መፅሔት የምንለዉ ደግሞ በወረቀት ሳይዙ በወረቀቱ አሪፍ የሆነ ወፍራም ሲሆን አንድ ጠርዝ ነዉ። መፅሀፍ ግን ትልቅ ጠርዝ ነዉ።

ስነ ህጻና ግንባታ ስነ ማለት ውበት ሲሆን ይህንጻን ውበት የሚያድስ ሲሆን ግንባታ ደግሞ ድርጅቱ ነው ህንፃ ለመስራት የሚያገለግል ድርጅት ነው። ለምሳሌ፦ ቤቶች፣ ቤተክርስቲያን መስኪዶች እነዚህ ህንጻ ናቸው ወይም ግንባታ።

ተፈጥሮና አካባቢዋ፤ ተፈጥሮና አካባቢው የምንለው ተፈጥሮ ወፍ ተፈጥሮ ነው፣ ሰውም ተፈጥሮ ነው፣ ድንጋይም ተፈጥሮ ነው ውሃም ተፈጥሮ ነው አካባቢ ምንለው ደግሞ እነዚህ ተፈጥሮች ያሉበት ቦታ ነው። እናም በጣም ደስ የሚል ነገር ነው።

ቤት እና አፓርታማ ቤት እና መኖሪያ ቤት ከቤት እና ከመኖሪያ መካከል ቪላ ቤት አለ። ቪላ ቤት በሳይዙ በሁሉ ነገር በጣም አሪፍ የሆነ ሲሆን አንድ ሰዉ ከሚስቱ ጋር ከልጆቹ ጋር የሚኖረበት ሲሆን እንደልቡ እየቦረቀ።

ማስግጌጥ አዳራሽ ቤት ሌሎችንም ቦታዎች ለማስጌጥ ቀለማትን በመጠቀም ቤም ላይቶችን በመተቀም እናም የተለያዩ የሚያንጸባርቁ ነገሮችን በመጠቀም የምናስጌጥበት መንገድ ማስጌጥ ብለን ክንውኑን እንጠራለን።

ትምህርት የምንለው አንድን ሰው ስለ ይወቱ የሚያስተምረው ነገር ነው። ስለዚህ ከትምህርት መካከሎች ለምሳሌ ከአንድ እስከ 4 የሚማሩት ሀ ብለው የሚጀምሩት የአስኮላ ትምህርት ነው።

ማስጌጥ ስንል አዳራሽን በሚያደምቁ ነገሮች አስጌጥ ነው ለምሳሌ በጌጣጌጥ እናም በሌላ ነገሮች እና በመብራትም በሌላም ነገሮች የምናስጌጥበት ነው።

ፅህፈት መሳሪያ እቃዎች የፅህፈት መሳሪያ እቃዎችአንዱ ማችፔን ወይም ማርከር እንለዋለን:: ማርከር ወይም ማችፔን የምንለው ትልቅ ቀለም ያለውን መፃፊያ የሚሆን በትልቁ ወረቀት ላይ የምንፅፈው አጉልቶ የሚፅፍልን መሳሪያ ነው::

ምግብ:- ምግብ የምንለዉ ለአንድ ሰዉ የሚያስፈልግ በህይወት ለመቆየት የሚደረግ ሰዉ ወደ ሆዱ ሊያስገባዉ የሚችለዉ ምግብ ነዉ። ለምሳሌ እንጀራ በድንች ወጥ እንጀራ በድንች ወጥ በጣም ታዋቂ እና ጣፋጭ ምግብ ነዉ።

አርማ አርማ የሚለው ምልክት ማለት ነው። አሻራ ማለት ነው። ምልክት ስንል ሰንደቅ ዓላማ ላይ ያለ የብሄር ብሄረሰቦች ምልክት ነው። የእስራኤል አርማ የክከብ ምልክት ነው። ይህም አርማ እያንጠራዋለን።

የሱፐርማርኬት ምርቶች ቸኮሌት:- የቸኮሌት በጣዕሙ በጣም ጣፋጭ በቀለሙ ቡናማ ከለር ሲሆን ለህፃናት ለሌሎችም ሊሰጥ የሚችል ምርት ነዉ። ከኬክ ጋር አብሮ ሊሰጥ ይችላል።

ማስታወቂያ:- ማስታወቂያ የምንለው የቅጥር ማስታወቂያ አለ። የቅጥር ማስታወቂያ ሠው ስራ አቶ ከተመረቀ በኋላ የቅጥር ማስታወቂያ ፍለጋ ይሄዳል። ማስታወቂያም አይቶ ወደ ስራ ይገባል ስለዚህ በማህበራዊ ሚዲያዎች የሚቀርብ ወይም በሴሌዳ ቦርዶች ላይ የሚቀርብ ማስታወቂያ ነው።

ታሪክና መልካም ምእደር ታሪክ የምንለው ከአሁን በፊት ሲደረግ የቆየ ድርጊት ሲሆን መልከ አምድር ደግሞ የዚያ ታሪክ የተፈጸመበት ቦታ ነው ለምሳሌ የጎንደር ታሪክና የጎንደር መልካምድር ጎንደር መልካም ምድሩዋ በተራሮች የተከበበች ናት ታሪኳ ደግሞ አሪፍ ነው ::

መጽሃፍት፥ መጽሄትና ጋዜጣ፦ መጽሃፍት ልብ ወለድ መጻህፍቶች ፤ ፍቅር እስከ መቃብር፥ ጎመዛራ የምንላቸው መጽሐፍቶች አሉ ፤ መጽሔቶች ደግሞ ስለአንድ ድርጊት ብቻ የሚያጠና የተጠረዘ ወረቀት ነው ፤ ጋዜጣ ደግሞ ትንንሽዬ ወረቀቶች ናቸው አዳዲስ ነገሮችን የያዙ።

ታሪክ እና መልክዓ ምድር ታሪክ የምንለው ከአሁን በፊት የቆየ ነገር ሲሆን ለምሳሌ የጎንደር ታሪክ ስንል ጎንደር ምን ምንሰራች በ ካሁን በፊት የተደረገ ሲሆን ጎንደር እና መልካምድሯ ስንል ደግሞ መልክአ ምድር ምን ይመስላል ተራራማ ነው ማለት ነው።

መጓጓዣና ተሽከርካሪዎች፦ መጓጓዣና ተሽከርካሪዎች የምንላቸው አንድን ሰው እቃም ጭነትም መውሰድ የሚችሉ ተሽከርካሪዎች ናቸው ስለዚህ መጓጓዣው እቃው ሲሆን ተሽከርካሪዎች ደግሞ መኪና ሌሎችም ሊሆን ይችላሉ።

ማስታወቂያ ማስታወቂያ የምንላቸው በተለያዩ የማህበራዊ ሚዲያዎች ተላለፉ የሚችሉ ወይም በሰሌዳ የሚቀርብ ሲሆን ለምሳሌ አፋልጉኝ ማስታወቂያ የስራ ቅጥር ማስታወቂያና ሌሎችም የአፋልጉኝ ማስታወቂያ ሰውን ሰው ጠፍቶበት ወይም ሌላ ነገር ጠፍቶበት አፋልጉኝ ብሎ የሚያወጣው ነው ::

የቤት እና የቢሮ እቃዎች ከምንላቸው መካከል አንዱና ዋነኛው የቤት ዕቃ የሆነው ቡፌ ነው ። ቡፌ የቤት እቃ ሲሆን በ ማንኛውም ቤት የሚገኝ ብዙ ዕቃዎችን መያዝ የሚችል እቃ ነው። የቢሮ ዕቃ የጽህፈት መሳሪያዎች የቢሮ እቃ ናቸው።

ታዋቂ መሪዎች እና አባቶች፦ ከታዋቂ መሪዎች እና አባቶች መካከል አንዱ እና ዋነኛው ሚኒሊክ አጼ ሚኒሊክ ነው። አጼ ሚኒሊክ አድዋ ላይ ድል ያደረገ አባትም መሪም የነበረ ሰው ነው። ከቅዱስ ጊወርጊስ ጋር አብረው ድል አድርገዋል።

ቤትና መኖሪያ ቤት ቤት የምንለው 1 ሰው ሊኖርበት የሚችል ሲሆን፤ ለምሳሌ ቪላ ቤት ቪላ ቤት ሳሎን ያለው፣ መፀዳጃ ያለው፣ ምግብ ማብሰያ ኩሽና ቤት ያለው እና ሌላም ቦታ ያለው ቦታ ይሃ ቤት ነው።

የሕግ አገልግሎት ለዜጎች ፍትሃዊ በሆነ መንገድ ፍትሕ የማግኘት መብታቸውን የሚያረጋግጥ መሠረታዊ አገልግሎት ነው

ዜና፤ ዜና ከምንላቸው መካከል ውስጥ አንዱና ዋንኛ የበአል ወይም የኳስ ዜና ነው። የኳስ ዜናዎች አዳዲስ ነገሮች ኳሶች እይታዎች እየተላለፉት የሚቀርብበት ጎሎች እና ሌሎችንም በትንሹ የሚያሳይ ነው።

ስፖርት የአካላዊ ብቃት፣ ችሎታና ደንብን መሰረት ያደረገ የውድድር እንቅስቃሴ ሲሆን ለመዝናናት፣ ለጤናና ለማህበራዊ ግንኙነት ጠቃሚ ነው።

ዜና፤ ዜና የምንለው በማህበራዊ ሚዲያ በተለያዩ በሰዎች የሚደረግ ነገር ሲሆን አዳዲስ ነገሮችን ለማበረሰቡ የምናስተዋወቅበት ነው። የሰዎች ዜና ጎኖችና ሌሎችንም እናሳይበት ቦታ ነው።

ተፈጥሮና አካባቢዋ ተፈጥሮ የምንለው ሰው ሰራሽ ያልሆኑ ነገሮች ውሀ ድንጋይ ሰማይ እና ሌሎችም አካባቢ በአንድ ላይ ሁሉንም የያዘ ነው

ሙዚቃ ሙዚቃ የምንለው መንፈስን የሚያድስ ደስ የሚል ነገር ጥሩ ስሜት የሚያሰማ ነገር ሲሆን ለምሳሌ ዋሽንት ዋሽንት የሙዚቃ አንዱ ዓይነት ሲሆን መሣሪያም ነውና በዋሽንት የሚወጣው ድምጹ ለሙዚቃ ነው ::

መዋቢያዎች እና የውበት መጠበቂያዎች ከመዋቢያዎች መካከል አንዱ የፀጉር ማበጠሪያ ነው። የፀጉር መጠሪያ ጸጉር ያበጥርልናል የተበላሸውን ፀጉር ያስተካክልናል ስለዚህ አንዱ መዋቢያ ነው። ትናንሽዬ ነገሮች ሲኖሩ በፀጉር ገብቶ እንዲያበጠር ያደርጋል።

ጥበብ ስንል አብዛኛውን ጊዜ ሰው በተፈጥሮው የሚያገኘው እውቀቱ ሊሆን ይችላል፤ ከሥነ ጥበብ ጋር ስንወስድ የተዋበ በእጅ የምንሠራው ጥበብ ሲሆን ባህል ደግሞ ከወግ ከልምድ በዘር የሚተላለፍ የአካባቢው ልምድ ነው።

ታሪክና መልክዓ ምድር ታሪክ የምንለው ማህበረሰብ ትውስታ አድርጎት ያለፈ ድርጊት ታሪክ መልካም ስንል ደግሞ አካባቢውን ሁኔታ ስለዚህ የኢትዮጵያ መልካም ምድር እና ኢትዮጵያ ታሪክና ምኒልክ እና ቴዎድሮስ ታሪካዊ ውስጥ አሉ፡፡

ስነ ሕንፃና ግንባታ ስነ ሕንፃ የምንለዉ ፎቅ ቤት ነዉ። ስለዚህ ግንባታዉ ደግሞ መሀንዲሱ የሚያደርገዉ ስራ ነዉ። ስነ ህንፃ መሳሪያዎቹም አሉ። የተለያዩ አይነት መሳሪያዎች ለህንፃ የሚያገለግሉ ስለዚህ የተለያዩ ህንፃ ናቸዉ።

ንግድና ግብይት፤ ንግድና ግብይት ማለት እቃዎችን እና የሚያስፈልጉ ነገሮችን ከአንድ ቦታ ወስዶ ወደ አንድ ቦታ ወይም ከማምረቻ ወደ ተጠቃሚ ተደራሽ ማረግ ሲሆን ለምሳሌ፦ ሴራሚ ክርስቶር።

የሱፐር ማርኬት ምርቶች አንደኛው ዮሱፐር ማርኬት ምርት የለውዝ ቅቤ የለውዝ ቅቤ ከኦቾሎኒ የሚዘጋጅ ቅቤ ሲሆን ለዳቦ የምንጠቀመበት በዳቦ በለውዝ የሚበላ ለልጆችም የሚጠቅም ነው።

ባንዲራና መለያ ባንዲራና መለያ የምንለው የአንድ ሀገር ወዮም የአንድ ክልል መለያው ምልክቱ ነው አርማው አሻራው ነው። ባንዲራው የሚውለበለበው ጨርቅ ሲሆን መለያው ደግሞ አሻራው ነው። የተለያዩ በለማት የያዘ።

ጉዞ፦ ጉዞ ለስራ ሊሆን ይችላል ከአንድ ቦታ ወደ ሌላ ቦታ መጓዝ ማለት ነው ቱሪዝም፦ ቱሪዝም ከአንድ ቦታ ወደ ሌላ ሀገር ሄደው የሚቀመጡበት የሚታዩበት ሲሆን ስደት ግን በበረሃ የሚሰደዱ እህቶቻችን ወንድሞቻችን የሚሰደዱበት ነው።

መጽሐፍ መጽሔትና ጋዜጠኞች መጸሃፍ የምንላቸው ለአንድ ተማሪ የሚዘጋጅ ትልቅ መጽሐፍ ነው። ለምሳሌ ኬሚስትሪ መጽሐፍ መጽሄት የምንለው ደግሞ ስለ አንድ ነገር ብቻ የሚያትትት በጥራዝ የተዘጋጀ ሲሆን ጋዜጣ የምንለው ደግሞ በትንሽዬ ወረቀት በቀላል

ጫማዎች ፦ ጫማዎች የምንላቸው የተለያዩ አይነት ጫማዎች ሲሆን የኳስ ጫማ የምንለው የኳስ ጫማ ደስ የሚል ፣ ሸራ ጫማ አይነት ነገር ሆኖ ጥሩ ነገር ነው ኳስ ለመጫዎት በጣም ሴፍ በጣም አሪፍ የሆነ ጫማ ኳስ ጫማ ነው ።

ማስታወቂያ የምንለው አንድን ድርጅት የምናስተዋወቅበት ሲሆን ለምሳሌ አንድ የተሰራ ነገር ለአለም የምናሳይበት ማስታወቂያ ነው ለምሳሌ የአፋልጉኝ ማስታወቂያ አንድ ሰው ጠፍቶ በማህበራዊ ሚዲያዎች ይተላለፋል

ሙዚቃ፦ ሙዚቃ የምንለው አብዛኛውን ግዜ በኢትዮጵያ ማህበረሰብ ባህላዊ ጨዋታን የሚጫወት ሰውንም የሚያዝናኑ እና መንፈስን የሚያድስ ሲሆን የተለያዩ አይነት የሙዚቃ አይነቶች አሉ። የዋሽንት ሙዚቃ እስክስታ እና ሌሎችም ሙዚቃዎች አሉ።

ትምህርት ትምህርት የምንለው ከልጅነት ጀምሮ የሚደረግ ሲሆን መንፈሳዊ ትምህርት ሊሆን ይችላል አለማዊ ትምህርት አለማዊ ትምህርት ከ1-10 ከ9-12 የምንማረው እውቀትን የሚሰጥ ትምህርቶች ናቸው።

ስነ ህንፃና ግንባታ ስነ ህንፃ የምንለው አንድ የተገነባ ህንፃ ነው ግንባታ ደግሞ እንዴት እንደተገነባ የሚያሳይልን ድርጊት ግንባታ አያልነህ እንጠራዋለን ቤቶች ህንፃ ናቸው! ሌሎችም ህጻናቸውን!

መሰረተ ልማት:- መሰረተ ልማት የምንለዉ አንዱ እና ዋነኛዉ በኢትዮጵያ ዉስጥ ለብዙ ጊዜ የተደረገዉ ልማት የችግኝ ተከላ ወደ 100ሺህ የሚሆኑ ችግኞች ተተክለዋል። ከዚያም በላይ የሚሆኑ ችግኞች ተተክለዋል። እነሱም ልማት ናቸዉ።

ዜና ዜና ማለት አንድ አካባቢ አዳዲስ ነገሮች ድርጊቶች የሚቀርቡበት ሲሆን ለምሳሌ የስፖርት ዜና አለ። የስፖርት የኳስ እና ሌሎችም ዜናዎች አሉ የስፖርት አዳዲስ ስፖርት የፖለቲካ ዜና ከፖለቲካ ጋር የተያያዙ ነገሮች የሚቀርቡበት ነው ።

መጠጦች መጠጦች ከምንላቸው ውስጥ ለስላሳ መጠጦች ለስላሳ መጠጦች አልኮል የለላቸው የማያሰክሩ መጠጦች ናቸው። ከነዛም መካከል ፋታና ማልታ ለስላሳ መጠጥ ናቸው።

ኃይማኖት፦ ኃይማኖት የምንለው አንድ እምነት ሲሆን እምነት የተለያየ እምነት አለ ለምሳሌ የሙስሊሞች ሃይማኖት እስልምና፦ እስልምና አንዱ ሃይማኖት ሲሆን ሙስሊሞች ነብዩ መሀመድን የሚከተሉበት ኃይማኖት ነው።

ቡና ቤቶች እና ምግብ ቤቶች ፦ ቡና ቤት ፦ ቡና የተባለው ፍሬ ተቆልቶ ተቆልቶ ለቡናነት የሚውል ሰው የሚጠጣው ቦታ ሲሆን ምግብ ቤት ደግሞ ሰው ለመመገብ ሄዶ ምግብ ማግኘት የሚችልበት ቦታ ነው ።

መዋቢያዎችና የውበት መጠበቂያዎች፦ መዋቢያዎች እና የውበት መጠበቂያዎች የምንላቸው ለምሳሌ ሽቶ አለ ሽቶ ብብት ላይ ሰው ሲያልበው ሊቀባው የሚችል ፥ ልብስም ጥሩ ሽታ እንዲኖረው የሚያደርግ አንድ ሰው ጥሩ ሽታ እንዲኖረው የሚያደርግ ነው።

መጓጓዣና ተሽከርካሪዎች መጓጓዣና ተሽከርካሪዎች የምንላቸው ከአንድ ቦታ ወደ ሌላ ቦታ ሰውን እቃን የሚያጓጉዙ ተሽከርካሪዎች ናቸው። እነዛ ተሽከርካሪዎች ባለ ሶስት እግር ባለ አራት እግር ናቸው። ለምሳሌ መኪና ባለ አራት እግር ተሽከርካሪ ሲሆን አንድን ሰው ከአንድ ቦታ ወደሌላ ቦታ ማጓጓዝ የሚችል ነው።

የቤትና የዱር እንስሳ ፦ የቤት እንስሳት ፦ ላም ፦ ላም ወተትን የምትሰጥ እንስሳ ስትሆን ቀንድ ያላት ፣ አይን ያላት እንስሳ ናት ። የዱር እንስሳት ደግሞ ጅብ ፦ ጅብ ለማዳ ያልሆነ ሰውን የሚናከስ እንሰሳ ነው ።

መጠጦች ፦ መጠጦች የምንላቸው መጠጦች ከምንላቸው መካከል የአልኮል መጠጥ ውስጥ ሀረር የምንለው መጠጥ ፦ ሀረር የምንለው መጠጥ የአልኮል መጠኑ ከአምስት ፐርሰንት ሲሆን ጣፋጭ እና ትንሽ መረር የሚል ነው ።

እፅዋት ምሳሌ ዋንዛ ወንዛ የምንለው ትልቅ ዛፍ የሆነ ፍሬ ያለው ፍሬው ሲበስል ቀይ የሚሆን ለማጣበቂያ የሚያገለግል እፅዋት ነው።

ስራ፦ ስራ የምንለው የቀን ስራ ሲሆን የቀን ስራ አንድ ሰው ጉልበቱን አውጥቶ ደክሞ የሚሰራው ስራ የምን ስራ እንለዋለን፦ የጉልበት ስራ እንለዋለን ያም ስራ ለኢትዮጵያ ማህበረሰብ ያስፈልጋል።

የፅህፈት መሳሪያ እቃዎች:- የፅህፈት መሳሪያ እቃዎች መካከል እርሳስ አለ። እርሳስ ሰዎችን ለመሳል የሚጠቅም መልካምድርን ለመሳል የሚጠቅም በእጅ የምንስለዉ ነገር ነዉ። እርሳስ በጣም ጠቃሚ ነገር ሲሆን ማጥፊያም አለዉ።

ስፖርት:- ስፖርት የምንላቸዉ የተለያዩ አይነት ስፖርቶች ሲኖሩ ለምሳሌ:- የሩጫ ስፖርት አለ። የሩጫ ስፖርት በኢትዮጵያ ዉስጥ ብዙ ሜዳሊያ ያስገባች ስትሆን ከእነዚያ ስፖርቶች መካከል አንደኛ እየወጣች ታገለግላለች።

ስራ የምንለው በጣም አንድ ሰው የሚያደርገው ድርጊት ነው። ለመኖር ለፍላጎት ህይወትን ለመምራት ደስተኛ ለመሆን ህሊናውን ለማስደሰት የሚያደርገው ድርጊት ስራ እያልን እንጠራዋለን።

መፅሐፍ መፄት እና ጋዜጦች ጋዜጣዎች የምንላቸው በስስ ወረቀት የሚፃፉ አዳዲስ ዜናዎችን የያዙ ሲሆን መጽሔት ደግሞ ከጋዜጣ ከፍ ያለ ንዑስ ጉዳይ የያዘ መፅሐፍ ትልቅ እና ብዙ ጥራዝ ያለው መፅሐፍ ነው።

ህግ አስከባሪ ፦ ህግ አስከባሪ የምንላቸው በጣም ደስ የሚልና ታዋቂ ፖሊሶች ፣ ፀረ ሽምቆች ሲሆን ፀረ ሽምቅ የምንለው ቤት ለቤት ወይም በወረዳዎች አካባቢ የሚገኝ ሲሆን ህግን ለማስከበር የሰፈርን ወንጀለኛ ይይዛል ።

ልዩ ልዩ መሳሪያዎች ከልዩ ልዩ መሳሪያዎች መካከል አንዱ የጦር መሳሪያዎች የጦር መሳሪያዎች የተለያዩ አይነት የጦር መሳሪያዎች ሲኖሩ ሽጉጥም ክላሽም መድፍም የጦር መሳሪያ ሽጉጥ በመጠኗ ትንሽ የሆነች በወገብ የምትያዝ ናት።

መፅሀፍ መፅሔት እና ጋዜጤዎች :- መፅሐፍት የምንላቸዉ ብዙ ወረቀቶች የተፃፈበት ወረቀት በአንድ ላይ ተሰብስቦ አንድ ጥራዝ ሲሞሉ ነዉ። መፅሔት ደግሞ ፎቶዎች አልበሞች በአንድ ላይ ሆነዉ ስለአንድ ነገር የሚገልፅ መፅሔት ነዉ። ጋዜጣዎች ደግሞ አዳዲስ ድርጊቶችን የስፖርት ዜናዎችን የሚቀርብበት ነዉ።

የሱፐር ማርኬት ምርቶች የሱፐር ማርኬት ምርቶች ከምንላቸው አንዱና ዋነኛው ብስኩት አሉ። ብስኩት በሰዎች ዘንድ ተወዳጅ ሲሆን ለህፃናት ለአዋቂዎች ለሽማግሌዎች የሚደረግ የሚቆረጠም ምግብ ነው።

ማስታወቂያ ፦ ማስታወቂያ የምንለው ሰዎች የቅጥር ማስታወቂያ ሰው ፈልጎ ማውጣት የሚችሉበት በማህበራዊ ሚድያ ማስተላለፍ የሚችሉት የቅጥር ማስታወቂያ ለመንግስት ስራ ፣ ለቀን ስራ ፣ለስራዎች እና ለተለያዩ ነገሮች የሚወጣ ማስታወቂያ ነው ።

ትምህርት ትምህርት በብዙ አይነት መንገድ ይከፈላል። ለምሳሌ የቆሎ ትምህርት የቆሎ ትምህርት የምንለው ዲያቆኖች የሚማሩት የትምህርት አይነት ሲሆን ከቤት ወጥተው በቤተ ክርስትያን በማደር በዱር በጫካ በማደር የሚማሩት ትምህርት ነው ከአንድ ቦታ ወደ ሌላ ቦታ እየሄዱ።

ታሪክ እና መልከአምድር ታሪክ እና መልከአምድርን ስናወራ የጎጃም ታሪክ ማንሳት ይቻላል። ጎጃም ያሳለፈቻቸውን ነገሮች የበላይ ዘለቀ እና ሌሎችም ታሪክ ስንል መልከአ ምድር ደግሞ ሜዳማ የሆነው የጎጃም ምድር መልከአምድር እያልን እንጠራዋለን።

ፋሽን ፋሽን የምንለው የተለያዩ አይነት ፋሽን ሲሆን ለምሳሌ፦ ለቁንጅና ውድድር የሚደረግ ሙሉ የሰውነት ፋሽን አንገታቸውን ቀለማቸውን የሚቀቡበት ፋሽን ነው።

ባንዲራ እና መለያ ባንዲራ ወይም መለያ የምንለው የአንድ ሀገር የአንድ ክልል የአንድ ወረዳ ልዩ የሆነ መለያ እና መለያው ቀለም የያዘ ጨረቅ በአየር ላይ የሚውለበለብ ነው። መለያው ደግሞ አርማው ወይም አሻራው ነው።

ትምህርት፦ ትምህርት የአስኳላ ትምህርት እና ሌላም ትምህርት እየተባል ይጠራል። ትምህርት አንድ ሰው ለሆነ ነገር ለመብቃት የሚያደርገው አዲስ ነገር ማወቂያ እውቀትን መሸመቻ ነው። ለምሳሌ የኬሚስትሪ ትምህርት።

ታዋቂ መሪዎችና አባቶች ታዋቂ መሪዎች ውስጥ ዶክተር አብይ አህመድ አንዱ ታዋቂ መሪ ኢትዮጵያን እየመራት ያላት ነው። ከአባቶች ደሞ አቡነ ገብረ መንፈስ ቅዱስ አባታችን ጥሩ አባታችን ነው።

መጠጦች መጠጦች ማለት የሰው ልጅ ለመጠጣት የሚጠቀምባቸውን ለመጠጥነት የሚጠቀማቸው ነገሮች ሲሆኑ እነሱም ውሀ፣ አልኮል፣ ወተትና ጁስ የመሳሰሉት ይገኛሉ። ውሀ ስድስት ሊትር በቀን መጠጣት አለብዎ።

ተፈጥሮና አካባቢ ተፈጥሮና አካባቢ ማለት መልክአምድሩን ወንዙን ጋራውን ሸንተረሩን ዱሩን ጫካውን የሚያጠቃልል ሲሆን ያጠቃልላል እነዚህም ለብዙ አራዊቶች እና ለሰዎች መኖሪያ ቦታዎች ናቸው።

ፀጉር እንግዲህ በጣም ደስ የሚል ነገር ነው ፀጉር ማለት የሰው ፀጉር የለም ጸጉር የበግ ፀጉር አለ የበግ ፀጉር እንግዲህ ታዋቂ ነው። ግን ከበግ ፀጉር ይልቃል የፈረስ ፀጉር ጭራው ለመሰንቆ ያገለግላል።

ማህበረሰብ እና ቤተሰብ ማህበረሰብ የምንለው በአንድ አካባቢ የሚኖር ህዝቦች ወይም ዜጎች ሲሆን ለምሳሌ፦ የወላይታ ማህበረሰብ የወላይታ ማህበረሰብ በአካባቢያቸው ለየት ያሉ ፀጉራቸውን ዝቅ ዝቅ አድርገው ደስ የሚሉ ቢሆኑም ቤተሰብም አላቸው። ቤተሰቦች ደግሞ በደም የተዛመዱ ናቸው።

ማስጌጥ ማስጌጥ ስንል ድርጊት ሲሆን ለምሳሌ ቤትን ማስጌጥ አዳራሽን ማስጌጥ አዳራሽን ማስጌጥ ማለት የተለያዩ ዝግጅቶች ሲኖር የሰርግ ዝግጅት ሲኖር ቤትን ወይም አዳራሽን በተገቢው ሁኔታ ማስጌጥ ማለት ነው አበባ ማድረግ እና ሌሎችም።

ማህበረሰብና ቤተሰብ፦ ማህበረሰብ ማለት በአንድ አከባቢ የሚገኙ ዜጎች በአንድ ላይ ተሰብስበው ማህበረሰብ ይባላሉ። ቤተሰብ ግን በደም የተገናኙ ሰዎች ቤተተሰብ ናቸው። የደም ዝምድና ያላቸው ሰዎች ለምሳሌ እናት አባት ...

ዕፅዋት ዕፅዋት የምንለው የማይንቀሳቀስ የማያወራ ሲሆን ለምሳሌ ዋርካ አለ ዋርካ የምንለው ለማስቲካ የሚሆን ደም ያለው ሲመታ ደም የሚያወጣ ትልቅ ዛፍ ነው በጣም ትልቅ ነው በመጠኑም ቢሆን

ጌጣ ጌጥ ጌጣ ጌጥ ከወርቅ ከመዳብ ከብር ሊሰራ የሚችል እና ከነሐስ የሚሰራ ሲሆን ለምሳሌ የእጅ ቀለበት ጌጥ ነው። አንድ ሰው ከሌላ ሰው ጋር ከመጋባቱ በፊት የሚያደርገው ትስስር በቀለበቱ ይገለፃል።

ሙዚቃ ሙዚቃ የምንለው መንፈስን የሚያድስ ስለ ህይወት የሚያዝናና ትክክለኛ የውስጥ ስሜት የሚናገር የሚናገር ነው ለምሳሌ የፍቅር ሙዚቃ የአንድ ሰው ውስጣዊ ስሜት የሚገልጽ ለሰዎች መጋበዝ የሚቻል ነው ።

ሃይማኖት ሃይማኖት ማለት አንድ ማህበረሰብ ወይም አንድ ዜጋ ሊሆን ይችላል የሚያመልክበት የሆነ ነገር አለ ብሎ የሚያስብበት ውስጣዊ ሰላም የሚሰጠው የሚያነጋግረው እምነት ሲሆን አምልኮም አለበት።

ፖለቲካ፦ ፖለቲካ ማለት በአንድ ማህበርሰብ ውስጥ የሚገኝ ዜጎችን ለመጠበቅ ሲባል የሚደረግ አንድ የተዋቀረ እና የተደነገገ እና መሰረቱን የጠበቀ ድርጊት ነው። ለምሳሌ የብልጽግና ፓርቲ እና እናት ፓርቲ ይህ ፖለቲካ ነው።

ጉዞ ቱሪዝምና ስደትጉዞ የምንለው ከአንድ ቦታ ወደሌላ ቦታ ሰው ሊጓዝ የሚችልበት ሲሆን ቱሪዝም ከአንድ አገር ወደሌላ አገር የሚደረግ ጉዞ ሁኖ ሰዎች እንደቱሪስት የሚቆጠሩበት ቦታ ቱሪዝም ነው። ስደት ደሞ ከአንድ ቦታ ወደ ሌላ በረሀ መሰደድ ነው።

ማስጌጥ ማስጌጥ በጣም በብዙ ነገር ማስጌጥ ይቻላል። ለምሳሌ ቤተክርስቲያንን ማስጌጥ ቤተክርስቲያንን ማስጌጥ የምንለው ሰንደቅ አላማዎችን በመስቀል የሚያማምሩ አበባዎችን በመስቀል የሚደረግ ማስጌጥ ነው።

ማህበረሰብ እና ቤተሰብ ማህበረሰብ በአንድ አካባቢ የሚገኙ ህዝቦች ወይም ደግሞ ዜጎች ሲሆን ቤተሰብ ደግሞ በደም የሚገናኙ እናት፥ አባት፥ ልጅ በደም ከተሳሰሩ ቤተሰብ እንላቸዋለን።